ኩሪፍቱ ሪርዞርት በቢሾፍቱ ላይ የሚገኝ ለየት ያለ ለመዝናኛ እና የ እስፓ እርዞርት ነው በዉስጡም የዉሃ መዝናኛዎች ምግብ ቤቶች የ እቅስቃሴ አገልግሎቶች ለቤተሰብ ለሚመጡ ተስማሚ ቦታዎች ታላቅ እና አዲስ የ እግዳ አቀባበቅ በማቅረብ ይታወቃሉ ።

ሸራትን አዲስ በአዲሳባ ከሚገኙት አላላቅ ሆቴሎች እጅግ የተራጋገ አገርግሎት በመስጠት የሚታወቅ ባለ አምዝት ኮከብ ሆቴል ነው በውስጡም ምቹ ክፍሎች ውብ የመዝነኛ ቦታዎች እረፍት ማድረጊያ አስፓዎች እንዲሁም የንግድ እና የስብሳባ ቦታዎች ይገኛሉ።